ማኅበረሰብን በምናይበት ጊዜ ለምሳሌ የአፋርን ማኅበረሰብ ስንመለከት የቤት አሰራራቸው ወይም የኑሮ ዘይቤያቸው እና ዘዴያቸው እዚህ ከአማራ ክልል ጋር የተለየ ነው እና እንደዚህ አይነት አጠር ያሉ ቤቶችን በሳር መስራታቸው ለምን አስፈለገ? ቁመታቸውስ ለምን አጠረ?

ፋሽኖችን በምናይበት ጊዜ ሞዴሎች የፋሽን ትርኢቶችን ያሳያሉና በሚያሳዩበት ጊዜ የተለያዩ ጫማዎችን እና ልብሶችን ይለብሳሉ። ለምሳሌ ከታች ቆዳ ጫማ አድርጋ ከላይ አጭር ቀሚስ ልትለብስ ትችላለች። እና እንደዛ መልበስ ለምን አስፈለገ?

ከመጻፍት ውስጥ ለምሳሌ ፍቅር እስከ መቃብር የሚለው መጽሐፍ ወስደን ማንሳት እንችላለን። ይህ ከልብወለድ የሚመደብ ሲሆን የተለያዩ እውቀት ተኮር የሆኑ ነገሮችን በውስጡ የያዙና አስተማሪ ነገሮችን ይዟል። እናም በድርሰት መልኩ መቅረቡ ለምን አስፈላገ?

ጉዞ ወደ እንጦጦ በሚል ለምሳሌ እንጦጦን ለመጎብኘት የሆነ ሰዓት ብንሄድ እንጦጦ ውስጥ የተለያዩ አይነት የፈረስ ግልቢያ እና በውስጡ ያሉ የ እቃ ዓይነቶችን እናያለን። እንጦጦ ከከተማው ወጣ ብሎ መሠረቱ እዛ ጫካ ላይ መሆኑ ለምን አስፈለገ ?መሀል ከተማ ለምን አልተሰራም?

ከእነዚህ መሰረታዊ ነገሮች በተጨማሪ እንደ ስቴፕለር፣ ቀዳዳ መውጊያ፣ ክሊፖችና ፋይሎች ያሉ ተጨማሪ እቃዎች አሉ።

ፋሽን ከሆኑ ነገሮች መካከል ለምሳሌ ሴቶች የሚጠቀሙት ጉርድ የሚመስለው ሆኖ አጠር ያለ ቀሚስና የተለያዩ አይነት ሰውነታቸውን የሚያሳይ ልብሶች አሉና እነዚህ አጥረው መሠራታቸው ሰውነታቸውን እንደወጠረ አድርገው መልበሳቸው በህብረተሰቡ ዘንድ ምን አይነት ተቀባይነት እንዲኖር ያደርጋል?

ከመሠረተ ልማት ውስጥ ለምሳሌ ትምህርት ቤቶችን መውሰድ እንችላለን። ትምህርት ቤቶች የእውቀት ምንጮች ናቸው እና የተለያዩ እውቀቶችን የምናገኝበት ከአንደኛ ደረጃ እስከ ዩንቨርስቲ ይሰራሉ እና መሠራታቸው ለህብረተሰቡ ምን ያህል ጥቅም አለው?

ብዙ አይነት የምግብ ዓይነቶች ሲኖሩ ለምሳሌ የጾም ምግብን መውሰድ እንችላለን ። ምሳሌ ፦ ከድንች የሚሰሩ እንደቃጠሎና ችብስ አይነት ምግቦች ሲኖሩ እነዚህ ከድንች መሰራታቸውና እንዲያቃጥሉስ መደረጋቸው ለምን አስፈለገ ?

ባንዲራ ለምሳሌ የኢትዮጵያ ባንዴራ አረንጓዴ፣ ቢጫ፣ ቀይ ከማህል ላይ የኮከብ አርማ ያለውን መውሰድ እንችላለን። እና የኢትዮጵያ ባንዲራ ከሌሎች የአለም ባንዴሮች የተለየ ነው። እና የአንድ ሃገር ባንዴራ ከአንዱ ሃገር መለየቱ ለምን አስፈለገ?

ንግድ በምናይበት ጊዜ አንድ ሰው ለምሳሌ ሱቅ እየሰራ በሱቁ ውስጥ የተለያዩ ኦሞዎችን ፣ቅባቶችን፣ ሳሙናዎችን ሊይዝ ይችላል። እና በእነዚህ ስራዎች ውጭ ሌላ ፈልጎ ወይም እህል ነክ ነገሮችን ለምን ሊሰራ ይችላል?

ብዙ ዓይነት የግብርና አይነቶች ሲኖሩ ለምሳሌ በግብርና በቆሎን ማምረት እንችላለን እናም የተለያዩ አይነት ምርቶችንና ዘሮችን ተጠቅመን የተለያዩ አይነት በቆሎችን ማምረት እንችላለን ።እንደዚህ አይነት ምርቶች ለማምረት የግብርናው አስተዋጽኦ በገበሬው ላይ ያለው ሂደት እንዴት ነው ?

የጽህፈት መሳሪያዎች ከሆኑት መካከል አንዱ ለምሳሌ ደብተር ሊወሰድ ይችላል ደብተር የተለያዩ ኖቶችንና እና አጫጭር ጽሁፎችን ለመጻፍ እንደማስታወሻነት ያገለግልናል እና ከደብተሩ ውጪ በሌላ ነገር መጻፍ ቢያስፈልገን በምን ልንጽፍ እንችላለን?

ከምግብ አይነቶች ለምሳሌ ጎመንን መውሰድ እንችላለን ጎመን ከአትክልትና ፍራፍሬ የሚመደብ ሲሆን ለሰው ልጆች የሚሰጠው ፕሮቲን በውስጡ የያዘው ፕሮቲን ከፍተኛ ነውና አሪፍ ከሚባሉ ምግቦች ውስጥ አንዱ ነው ቅጠላቅጠል ነው። ግን ጎመን እንዴት ሊመረት ቻለ?

ጸጉር ለሰው ልጆች ለብዙ ነገር ይጠቅማል። ለውበት መጨመሪያ ነው ሲቀጥ የፀሐይ ብርሃንንም ጭንቅላታችን እንዳይጎዳው ያደርጋል። እናም ያለ ጸጉር የሰው ልጆች ብናየው ምን አይነት መልክና ሊኖረውና አቋም ሊኖረው ይችላል?

የተለያዩ የሃይማኖት አይነቶች ሲኖሩ ለምሳሌ ኦርቶዶክስ ሃይማኖት የክርስትና ሃይማኖት አለ። እናም በዚህ ሃይማኖት ውስጥ የተለያዩ ስራአትና እምነት ተከታዮች ማበረሰቦች ይኖራሉ። ኦርቶዶክስ ማለት ቀጥተኛ ትርጉሙ ምን ማለት ነው።

ፖለቲካ ወይም የፖለቲካ ፓርቲ ለአንዲት ሀገር መሰረት እና እድገት ሲሆን ለምሳሌ በኢትዮጵያ በፖለቲካ ሳይንስ ሆነ በሆን መንገድ ነው እና ይሄ ስምም ከፖለቲካው ስም መካከል ገዥውን ፓርቲ ማንሳት እንችላለን ብልጽግና፣ አብን፣ ምናምን መባል ለምን አስፈለገ?

ከቤት እቃዎች መካከል አንዱ የሆነውን ቁምሳጥንን ብንወስድ ለምሳሌ ቁም ሳጥን መጽሀፎችን ይደረደርልናል ልብሶችን ያስቀምጠልናል ጫማዎችን ይይዛል በትንሽ ቦታ ብዙ ነገሮችን ማስቀመጥ ይችላልና ከቁምሳጥን ውጭ ሌሎች እቃዎችም ያስፈልጉናል።

ከስፖርት አይነቶች ውስጥ አንዱ የእግር ኳስ ሲሆን እግር ኳስ አለም ላይ ብዙ ተመልካች እና አድናቆት ካላቸው የስፖርት አይነቶች እና ተወዳዳሪ የማይገኝለት የጨዋታ አይነት ነው እና የእግር ኳስ ክለብ መደገፍ አንዱን ከአንዱ መደገፍስ ምን ጥቅም አለው?

የተለያዩ ቤትና መኖሪያ ቤቶች ሲኖሩ በድሮ ጊዜ ለምሳሌ የሳር ቤቶች አሉ ። አሁንም አብዛኛውን ጊዜ በገጠርማ ቦታዎች እናገኛቸዋለን ። እና ሳር ቤቶች ከቆርቆሮ ቤቶች ተመራጭ የሆኑበት ምክንያት ለምንድነው ?

ከጫማ አይነቶች ለምሳሌ የቆዳ ጫማን መውሰድ እንችላለን ።የቆዳ ጫማ በጥራቱም ሆነ በጥንካሬው አሪፍ ከሚባሉት ውስጥ አንዱ ሲሆን ከቆዳ ጫማ እንዴት ሊሰራ ይችላል?

የተለያዩ አይነት የስራ አይነቶች ሲኖሩ ምሳሌ የመንግስት ስራን መውሰድ እንችላለን ። በወር ወይም ሰላሳ ቀን ሰርተን እንዲሁም አስራ አምስት ፣ ሀያም ቀን ሰርተን የምናገኘው ብር ሊኖር ይችላል ። መንግስት እና ሠላሳ ቀን ወይም ሀያ ቀን መሆኑ ለምን አስፈለገ ? በሁለት ፣ በሦስት ቀን ሰርተን ማግኘት አንችልም ?

ቤትና መኖሪያ ቤት በምናይበት ጊዜ የተለያዩ ለምሳሌ የቆርቆሮ ቤትን ብንወስድ የቆርቆሮ ቤት ሆኖ የተለያዩ ቅርጽ ቤት ኤል ሼፕ፣ ኤም ሼፕ ፣አሞራ ክንፍ በመባል የተለያዩ አይነት ቅርጽ አለው ሲሰራ እና እንደዛም ሆኖ መሠራታቸው ለምን አስፈለገ አንድ አይነት ቅርጽ ቢኖራቸው ምንም ችግር ሊያመጡ ይችላሉ?

በዜና ማሰራጫ ጣቢያዎች መካከል ለምሳሌ ኢቢኤስ የዜና ማሰራጫ ጣቢያ የተለያዩ ጠቃሚ መረጃዎችን እና አዝናኝ ፕሮግራሞችን ይዞ ይቀርባል። እና ይህም ኢቢኤስ ተብሎ ራሱን ችሎ መቋቋሙ ለምን አስፈለገ?

የፍራፍሬ ሻጭ ለምሳሌ ሙዝ የምትሸጥ አንዲት ሴት ብትኖር ሙዝ በመሸጥ ደንበኞች ደግሞ በመግዛት ሁለታቸውም ተጠቃሚ የሚሆኑበትን መንገድ እናመቻቻለን። ለምን ሙዝ ብቻ ልትሸጥ ትችላለች ያቺ ሰው ብዙ ዓይነት ፍራፍሬ መሸጥ አትችልም?

ታዋቂ መሪዎች ወይም አባቶች ከሆኑት ለምሳሌ የኢትዮጵያ ውስጥ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ የሆኑትን አቡነ ማትያስን መውሰድ እንችላለን። የኢትዮጵያ የጳጳሣት አለቃ ናቸው። እና በጳጳሳቱ ደረጃ እንደዚህ ቆሞስ፣ ጳጳስ እየተባባሉ መከፋፈል ለምን አስፈለገ?

የቤት እቃዎች መካከል አንዱ የሆነው ፍሪጅ መውሰድ እንችላለን የተለያዩ ነገሮችን ለማቀዝቀዝ እና ሳይበላሹ እንዲቆዩ ያደርጋል በጣም ሲቆይ ፍሪጅ የሆነ ነገር ወይም ውሃ በረዶ ይሰራል ለምን እንደዛሊሰራ ቻለ

ተፈጥሮና አካባቢ ስናደንቅ ለምሳሌ እኔ በቅርቡ በአካባቢ በማውቀው የጣና ገዳምን ማየት እንችላለን እና ከአንድ ዓለት ተፈልፍሎ በውስጡ መንገድ የሰሩ ብዙ ክፍሎች ያሉት ሲሆን እና እነዚህ ነገሮች እንዴት ተሰሩ? ማን ሰራቸው? መቼ ተሰሩ? የሚለውን ማወቅ እፈልጋለሁ።

ጥበብ እና ባህል ውስጥ ለምሳሌ የጎንደርን የአለባበስ ስታይል መውሰድ እንችላለን። አንዳንዶች ከኩታው ላይ መሃል ላይ የሆነ ቀይ ነገር ይጠቀማሉ። እና ያ ቀይ ነገር በሰፌ ጥለት ቀይ ጥለት መሆኑ ለምን አስፈለገ።

ማስጌጥ ሎሽን ወይም ዉበትን ከምንጨርባቸው ነገሮች ዉስጥ ለምሳሌ ወይም ሻምፕን መዉሰድ እንችላለን እነዚህ ገላችን ከታጠብን በኋላአሪፍ ሽታን የቆዳ ልስላሴን እንዲኖረን ለማድረገና ወይም ሎሽን ወይም ሻምፖ ሳንጠቀም እና ተጠቅመን መታጠባችን ምን አይነት ተጽእኖ ይፈጥራል።

የተለያዩ አይነት የፋሽን አልባሳት ሲኖሩ አሁን ለምሳሌ ቸርነት ሱሬ ጫማ ከለበሱ በኋላ

መጓጓዣ እና ተሽከርካሪ ከሆኑት ነገሮች ዉስጥ ለምሳሌ መርከብን መውሰድ እንችላለን። መርከብ በብዛት የተለያዩ እቃዎችን በመያዝ እና የተለያዩ ምርቶችን በመሸከም ካንድ ቦታ ወደ ሌላ ቦታ ሊያጓጉዝልን ይችላል፤ እና ሰዎችን እንዲሁ ብዛት ያላቸው ሰዎችን ያጓጉዝልናል። ለምንድን ነው መርከብ በዉሃ ላይ መጓዝ ያስፈለገው?

ከመጠጥ አይነቶች ቢራን መውሰድ እንችላለን ከቢራ አይነቶች ደሞ ለምሳሌ ዳሽንን ወስደን ብንጠጣ የአልኮል መጠጡ ከፍተኛ ነው። እና ሰዎች እንደመዝናኛ የበአል ቀንና የተለያዩ ነገሮችይጠጣል። ሰው ልጆች ቢራ ባይጠጡ ምን ይሆናል።

ለምሳሌ የጎንደርን ባህላዊ ጭፈራ የውዝዋዜ አይነት ማየት እንችላለን። የጎንደር ባህላዊ ጭፈራ ውዝዋዜ ከጎጃም ወይም የወሎ እኒድሁም ከተለያዩ ከሃገሪቱ ክፍሎች ጋር የተለያየ ነው እና ይህ እንዲለያይ ካረጉት ምክንያቶች መካከል አንዱን ቢያንስ ማወቅ እፈልጋለው።

በጉዞ፣ ቱሪዝም እና ስደትን በምናይበት ጊዜ ለምሳሌ ወደ ጣና ቂርቆስ አንድነት ገዳም ሄደን ለጉብኝት ብዙ መነኮሳት እና በውስጡ ያሉ ንዋያተ ቅዱሳትን መመልከት እንችላለን። እነዛ የጥንት ጽሁፍ እና የብራና ጽሁፎች ማን ጻፋቸው፣ እንዴት ተጻፉ?

መጓጓዣና ተሽከርካሪ ለምሳሌ ጀልባን መዉሰድ እንችላለን። ሰዎችን እና እቃዎችንና ከቦታ ቦታ በዉኃ ላይ በመጫን ያንቀሳቅሳሉ።

የውበት መጠበቂያ ከሆኑት መካከል አንዱ ለምሳሌ ማበጠሪያ መውሰድ እንችላለን ማበጠሪያ ፀጉራችንን ለማፍታታት የተቆጣጠሩ ጸጉሮችን እንዲፍታቱ ለማድረግ ይጠቅመናል። ፀጉራችን ሳናበጥር ብንቀባ ወይ ብንታጠብ ምን ችግር ሊያጋጥመን ይችላል?

ከአትክልትና ፍራፍሬዎች ውስጥ ከሆኑት መካከል ለምሳሌ አቮካዶን መውሰድ እንችላለን ። አቮካዶ በፕሮቲን መጠኑ ከሁሎች ከፍተኛ እንዲሁም በሳይንሱ አምስት እንቁላል ከመብላት አንድ አቦካዶ ይባላልና የአቦካዶ ዛፍ ከሌሎች ተለይቶ ረጅም የሆነበት ምክንያት ለምንድን ነው ?

ከዱሮ እንስሳ መካከል ለምሳሌ አንበሳን መውሰድ እንችላለን ፤ አንበሳ ግዙፍና የጫካ ንጉስ በመሆን ማንም የማይደፍረዉ የእንስሳት አይነት ሲሆን ስጋ በመብላት ህይወቱን የሚገፋ የእንስሳት አይነት ነው። እና አንበሳ እንደ ሌሎች እንደ ጦጣና ዝንጀሮ ቅጠላቅጠል ሊበላ አልቻለም? ፍራፍሬዎችንስ ለምን አይበላም?

ኤሌክትሮኒክስ እና ኤሌክትሪክ ነክ ከሆኑ ለምሳሌ ቴሌቪዥንን መውሰድ እንችላለን ። ቴሌቪዥን ያለ ኤሌክትሪክ መስራት አይችልም ። እናም በቴሌቪዥን የተለያዩ መረጃዎችን ልንሰማ እንችላለን ። ስለዚህ ቴሌቪዥን በኤሌትሪክ ብቻ መስራቱ ለምን አስፈለገ ?

ከዜና ማሰራጫ ጣቢያዎች መካከል ለምሳሌ አልጀዚራን መውሰድ እንችላለን አልጀዚራ የዉጭ የዜና ማሰራጫ ጣቢያ ሲሆን በአለም ላይ የተከሰቱ ድርጊቶችን እና የተለያዩ ሁኔታዎችን ያሳውቀናል። እና እንደ አልጀዚራ ቢቢሲ የመሰሉ ምን ተፈጠሩ?

የጫማ አይነቶች ብዙ ሲሆኑ ለምሳሌ ነጠላ ጫማ መዉሰድ እንችላለን። ይህ ነጠላ ጫማ ሙቀትን ለመከላከል እና እግራችንን ሲያልበን ለማናፈስ የምንጠቀምበት ነዉ። እነዚህ ነጠላ ጫማዎች በተለያየ ቅርፅና ቀለም መሰራታቸዉ ለምን አስፈለገ?

ለምሳሌ ከእጽዋት ውስጥ አንዱ የሆነው የማንጎ እጽዋትን መውሰድ እንችላለን። ማንጎ ለምግብነትም፣ ለጥላነትም የሚያገለግለን ነው። የማንጎ እጽዋት ለምን እንደ ባህርዛፍ ምናምን ቁመቱ በጣም ሊያድግ አይችልም?